እዚህኛው ፎቶ ላይ ደግሞ የሚታየው የፖለቲካ ይዘት ያለው ኢንተርቪው ነው። ኣንድን ባልስልጣን ሴት ጥያቄ ኢንተርቬው እያደረገችው ያሚያሳይ ነው።

እሺ እዚ ፎቶ ላይ ደግሞ የሚታየው ቤቱ የባህላዊ ምግብ ቤት ሆኖ እዛው ባህላዊ ምግብ ቤት ደግሞ የተለያዩ የባህላዊ ጭፈራዎች የሚቀርቡበት፣ ባህላዊ መጠጦች የሚቀርቡበት ቦታ ነው።

ከዚህኛው ደግሞ የሚታዬው ዝንጀሮዎች ከጫካ ወጠው መሃል አስፋልት ላይ እየሄዱ የሚያሳይ ነው። መሃል አስፋልት ላይ አንድ ሶስት ዝንጀሮዎች ቁጭ ብሎ ወደ ዳር ወጦ የሚያሳይ ነው።

ይህ ደግሞ የሚታየው መሰረተ ልማት አገልግሎት ሲሆን፤ አንዲት ነፍሰጡር እናት ልጇን እያረጋገጠችና አንዲት ነርስም የልጇን የልብ ምት እያዳመጠች የሚያሳይ ፎቶ ነው።

እዚህ ላይ ደግሞ የምንመለከተው የምግብ አይነት ሁኖ ቁርስ ላይ የምንጠቀመው ነው። በብዛት በየቦታው መጠሪያው የተለያየ ቢሆንም ጮርናቄም ይባላል። ቆቀርም የሚባልበት ቦታ አለ። ብዙ ጊዜ ቁርስ ላይ የምንጠቀመው የምግብ አይነት ነው።

እሺ ይሄኛው ፎቶ ደግሞ የሚያሳየው የኢትዮጵያ ባህላዊ ልብስ ሆኖ የምታሳያው ደግሞ ፋሽን ሾው ነው። ብዙ ተመልካች ባሉበት ቦታ ባህላዊ ልብስ እያስተዋወቀች ወይም ደግሞ ፋሽን ሾው እያሳየች ነው።

እዚህ ምስል ደግሞ የሚታየው የመጽሀፍ መሸጫ መደብር ሲሆን ፤ በዚህ መጽሐፍ ቤት ውስጥ ብዙ አይነት የሀገራችን መጽሐፎች የሀገራችን ፀሐፊዎች የፃፋቸው መጽሐፎች ተሰብስበው የሚሸጡበት ቦታ ወይም መደብር ነው።

እሽ ይሄኛው ስእል ደግሞ የሚያሳየው ገጠር ውስጥ የሚገኙትን ጎጆ ቤት ሲሆን። ተቀራርበው ያሉ ጎጆ ቤቶች ናቸው። እና በዙሪያው ደግሞ ብዙ ዛፎች አሉ ነው። እና ጎጆ ቤቶች እና ዛፍች ናቸው የሚታዪት ምስሉ ላይ።

ከዚኛው ፎቶ ላይ ደግሞ የሚታየው በተለያዩ ቅርጽ የተሰሩ የእንጨት ዉጤቶችን ለተለያየ ፐርፐዝ የምንጠቀማቸው ለቢሮ እቃዎች የቢሮ እቃ የሚመስል አይነት የመመገቢያ አይነት የሚመስል ፎቶ ነው።

ከዚኛዉ ፎቶ ላይ ደሞ የሚታየዉ የታማሚወች መመላለሻ መጓጓዣ ተሽከርካሪ ሲሆን ወይ ደሞ አንቡላንስ የሚባል የምናቀዉ የቀይ መስቀል አንቡላንስ ነው እዚላይ የሚታየዉ።

እዝህኛው ፎቶ ላይ ደግሞ የሚታየው በሀይማኖት ስርአት የሚጋቡ ባልና ሚስት ሲሆን ተግባሩ ደግሞ በ ተክሊል ክብረ ንፅህናቸውን ጠብቅው የሚጋቡ ባልና ሚስቶች በተክሊል ሲጋቡ የሚያሳይ ፎቶ ነው።

ከዚህኛው ፎቶ ላይ ደግሞ የሚታየው የተለያዩ የንግድና የግብይት ቦታዎች ሲሆን እዚያ ቦታ ላይ ደግሞ ተረድተው ያሉት የተለያዩ የሸክላ ውጤቶች ጀበናዎች ኧ ሌላ ደግሞ ሎሚ ከዚያ ቦታ ላይ ምንገበያያቸው የግብይት አይነቶች ናቸው።

ከዚህኛው ላይ ደግሞ የሚታየው ሙዚቃ ሲሆን አንድ የባህል ልብስ ለብሰው የሚያቀነቅን ወይም በማሲንቆ የሚያቀነቅን ዘፋኝ የሚያሳይ ሲሆን ከጀርባው ደግሞ ሴቶች ሲቀበሉት የሚያሳይ ፎቶ ነው።

ከዚህኛው ፎቶ ላይ የሚታየው የቤት እንስሳዎች ናቸው። ከቤት እንስሳት ደግሞ የፍየል አይነት ናቸው ።ከዚህኛው ፎቶ ደግሞ የሚታየው ፍየሎቹ እየተመገቡ የሚያሳይ ፎቶ ነው

እዚህኛው ፎቶ ላይ ደግሞ የሚታየው መሶብ ሰፌድ ባህላዊ የሆኑ ለምግብ የምንጠቀምባቸው ዳቦ ማስቀመጫወች ሰፌዶች መሶቦች የግድግዳ ጌጦች በተለያየ ቀለም የተዋቡ ናቸው ።እዚህ ላይ የምናየው ደግሞ።

ከዚኛው ፎቶ ላይ ደግሞ የሚታየው ትምህርት ቤት ሲሆን ትምህርት ቤት አይነቱ ደግሞ የህጻናት ትምህርት ቤት ነው። ፎቶው የሚገልጸው የህጻናት ትምህርት ቤት መሆኑን ነው። ወይም ኬጅ የሚባለው የህጻናት ትምህርት ቤት ነው።